ስነ ህንፃና ግንባታ በጣም ከባድ የሆነ ዘርፍ ነው ይህ ዘርፍ ቤቶችንና የተለያዩ ቦታዎችን የሚሠራ በጣም ትልቅ የሆነ ሙያና እውቀትን የሚጠይቅ የስራ ተነሳሽነትን የሚጠይቅ የስራ ዘርፍ ነው።

ሻምፖ ለፀጉራችን መዋቢያ ከምንጠቀምባቸው ከመዋቢያዎች ውስጥ አንደኛው ነው ሻምፖም ለፀጉራችን የተለየውበት በመስጠት የሚሰጠን የመዋቢያ እቃ ነው ከተለያዩ ቦታዎችም በሱቅና በሱኘር ማርኬት እናገኛለን።

ዲያቆናት በክርስትና ሀይማኖት ውስጥ ትልቅ ሚና ያላቸው ሰዎች ናቸው። እነዚህም ስለ እምነታቸው ጥልቅ የሆነ እውቀት ያላቸው እና ሰውን የሚያስተምሩ ፣የሚቀድሱ ትልቅ የሆነ ስራን እየሰሩ የሚገኙ ሰዎች ናቸው።

እንጂነር ስመኛዉ በቀለ ድንቅ የሆነ ግንባታ የሚታወቅ ድንቅ የሆነ ኢንጅነር ኢትዮጵያን ያሰሩና ድንቅ የሆኑ ሰው ናቸው።

ፕሮፌሰር ብርሀኑ ነጋ በኢትዮጵያ ፖለቲካ ውስጥ የሚገኙ ሰው ናቸው እኚህ ሰው የትግራይ ዜጎች የማህበራዊ የፍትህ መስራችና ስራ አስኪያጅ ሲሆኑ በመሆን የሚያገለግሉ ሰው ናቸው። እስከ አሁን በትምህርት ሚኒስቴርነት ይሠራሉ።

በኢትዮጵያ በጣም ብዙ ሰው የሚሳተፍበት የስራ ዘርፍ ነው ይህ የስራ ዘርፍ ተማሪዎችን ለማስተማር እውቀትን በማስጨበጥ የተሰራ የስራ ዘርፍ ነው ይህ የስራ ዘርፍ አብዛኛው ሰዎች የሚሰራው የስራ ዘርፍ ነው።

የኢትዮጵያ ስደተኞች በጣም ከሚበዛባት አንዱ ሀገር ናት ሀገርን ብዙ ስደኞችን የምታስተናግድ ሀገሩ አለቀው የሚሄዱበት ሀገር ናት።

አርማ ፈረንሳይ የራሷ የሆነ አርማ ያላት ሀገር ናት ይችሃገርም ቀደምት ከተመሠረቱ ሀገሮች ውስጥ የምትመደብ እና ብዙ ታሪኮች ካላችሁ ሀገሮች ውስጥ አንዷ ናት። ፈረንሳይ በአሁኑ ሰዓት እጅግ ስኬታማ ከሚባሉ ሀገሮች ውስጥ አንዷ ናት።

ምኒሻ ህግን ከሚያስከብሩ የጸጥታአካላት ዉስጥ አንዱ ናቸዉ። ምኒሻወችም በትንሽ ቀን ስልጠና ብቻ ግን ማስከበር የሚችሉ ድንቅ ብቃት ያላቸዉ ሰወች ናቸዉ። ይህም በሀገራችን በተለያዩ አካባቢወች ይገኛሉ።

በኢትዮጵያ በጣም ብዙ የሆነ የማህበረሰብ ክፍል አለ። የእየራሳቸው ብሄር ብሄረሰቦች ያሉባቸው ወደ 80የሚጠጉ ብሄር ብሄረሰቦች አሉ የአምጠኛ ማህበረሰብ አማራ ክልሎች የሚገኝ ሰፊ የሆነ ማህበረሰብ ነው።

ጁስ አብዛኛው ሰው የሚወደው እና በጣም ተመራጭ ሆነር የመጠት ዓይነት ነው ይህ መጠጥም ከማንጎ እና ከተላዩ ነገሩድ የሚሰራ የመጠጥ ዓይነት ነው ብዙ ሰውን ይወደዋል ብዙ ጊዜም ለህመምተኞች እና ለተለዩ ሰዎች ይጠቀሙታል።

በተልማቶች ብዙ ሥራ የሚሰራባቸው ነገሮች ናቸው እኔህ መሠረት አልማቶች ውስጠሚ የተለያዩ አይነት የትልዲህ መብራት የውሃ አቅንባትዎች የሚየሚጠከሱ ናቸው መሰረት አልማቶችም የአንድአክር ድገት ወሳኛው ለኛ ንይጫውታሉ

ትምህርት በኢትዮጵያ ላይ ብዙም ያልተሰራበት ዘፍ ነው። ትምህርት ዘርፍ በጣም ወሳኝ የሆነ ትምህርት ዘርፍ ምክንያቱም ብዙ ሰው ካልተማርብዙ ነገሮችን ማወቅ አይችልም። ስለዚህም ይህ ትምህርት ዘርፍ ብዙ ነገሮች አልተሰሩበትንም።

ትላንዳ አድነት ወሳኝ የሆነ ሚናን የሚጫወት ነገር ነው። ኢትዮጵያም በደንብ ከትምህርቲ የሠራት የምትገኛ ሐገር ናት። በአሁኑ ሰዓትም በጣም ብዙ ተማሪዎች በትመህርት ገብታ ላይ የሚገኙ ናቸው የምምኑት

የፎቅ መኖሪ ቤቶች ብዙ ሰው የመኖርባቸው በአቅም ያላቸው ሰች ብቻ የሚኖርባቸው ቤቶች ናቸው። ቤቶችን በጣም የሚያመው እና በሌላ ዲዛይን የሚሰሩ በጣም ያማሩ ቤቶች ናቸው።

ምግብ ቤቶች በምግብን የሚሸጡ ድርጅቶች ናቸው፡፡ እንዲህም ትራንድሽ የሆኑ የእግለሰብስ ድርጅቶች በምግብ በመሸጥእና የተለያዩ ስራዎችን በመስራት የሚተሪያደሩ እራሳቸውን የሚዮፍ ናቸው እነዚህ ምግቤቶች በየ አካባቢው የሚገኙ ናቸው፡፡

ለኮንዶሚኒየም እኒህ ኮንዶሚኒየሞች የጋራ መኖሪያ ቤቶች ናቸው ይህም ብዙ ሰው በአንድ ላይ የሚኖርባቸው ድንቅ የሆኑ የመኖሪያ ቤት ናቸው ኖሪያመኖሪያ ቤቶችም ብዙ ሰው በአንድ ላይ ሊይዙ የሚችሉ በአንድ በትንሽ ቦታ ብዙ ሰው የሚችሉ ቦታዎች ናቸው።

መብራት በኢትዮጵያ መሠረታዊ ካኝፓሉ አከልክሎቶች ውስጥ አምዱ ነው ይህም ለእገጠሩም ሆነ ለከተማው ማህበረሰብ ኩልመዳራስ ላለበት ነገር ነው በመብራትም ብዙ ነገሮች ይሰራሉ የተለያዩ ማሽኖችንም መቅጠም የምንጭልበት ነገር ነው

እንጦጦ ፓርክ ብዙ ሰው የቱሪዝም መዳረሾች ውስጥ አንዱ ነው፡፡ ይህ ፓርክም አብዛኛው ሰው ወደ ኢትዮጵያ ሲመጣ የሚባት ከሚጎበኛችብቶች ውስጥ አንዱ ነው፡፡ እንጦጦ ፓርክም የሚታወቀው በቱሪዝም መዳረሻነቱ ነው፡፡

ሳጥን በቤትም በቢሮን እንጠቀምባቸው ከምንጅሎች ዕቃዎች ውስጥ አንድ ኖር ይህ የቤትም የይሮ ቃም በብሮች ላይም ለዕቃ ማስቀመጫ በቤትም ለልብስ እና ከደሪያመስቀምጤዎች የምንተጠምበት አስፈላጊ ይሆነ ቃ ነው፡፡

ሪሞት ከኤሌክትሮኒክ ውጤቶች ላይ የሚመደብ ነገር ነው። እኒህ ሬሞቶችም ፕሮግራሞችን ለመቀየር የሚራዱ በዘመናዊ መልኩ የተሸሩ ነገሮች ናቸው ።ከአንድ ቦታ ቁመን ማዘዝ እንችላልለን።

ይድነቃቸውህ ብርሃኑ ታዋቂ ከሆኖ የዜና አቅራቢዎች ውስጥ አንዱ ነው። ይህ ዜና አክራኒም በኢትዮጵያ ላይ የሚገኝና በድምፆ የሚታወቅ ታዋቂ ዜናን በማቅራብ ግሉበማንበብ የሚሠራ ሰው ነው።